የአፋልጉኝ ማስጣዎቂያ በማስታዎቁያ ቦርዶች አካባቢ የሚለጠፍ ሲሆን ሰዎች ብዙ ጊዜ ህጻናትን ወይም አዛውንቶች በሚጠፊበት ሰዓት የቅርብ ዘመድ አዝማዶች የጠፋውን ሰው ለመፈለግ የሚለጠፍ የማስታዎቂያ አይነት ነው።

ሙስሊም ያሳየው የአዲስ አበባ ከተማ አስተዳደር የትምህርት ቢሮን ሲሆን የሱን አርማ ሲሆን በምስሉ ላይ የመጽሃፉን ሁለት ልጆቹን እየተረጋጋ ሲሆን እርሳስን እና ላባን አካቱ የያዘ ነዉ።

ምድብ አትክልትና ፍራፍሬ ይላል ለምሳሌ ሙዝ:- ሙዝ በብዙ ህጻናቶች ዘንድ ተወዳጅ የሆነ የአትክልትና ፍራፍሬ አይነት ሲሆን ፤ ጥቅሙ ከጤና ጋር የተገናኘ በጣም ጠቃሚና ለአካል ግንባታም በጣም አስፈላጊ ነው።

ምስሉ አየር ላይ የተነሳ የጣና ሃይቅን ፎቶ የሚያሳይ ሲሆን ሃይቁ በአረንጓዴ ቀለሞች የተከበበ ነው። መሃል ላይ ትንሽ ደሴት ትታያለች ፤ምስሉ የተፈጥሮን ዉበት በግልጽ የሚያሳይ ነው።

የሞተር ሳይክል ከተሸከርካሪዎች አንዱ ሲሆን ከፍተኛ ሁለት ተሳፋሪዎችን የሚይዝ አቅም ሲኖረው አንደኛው አሽከርካሪ ሲሆን ሁለተኛ ደረጃ ተሰፋሪው ሆኖ መሄድ ይችላሉ ማለት ነው።

ምስሉ ትልቅ የአዉሮፕላን ማጓጓዣ መርከብን የሚያሳይ ሲሆን መርከቧ በቀይ ባንዲራዎች እና ሪባኖች ያጌጠች ናት። እንዲሁም በወደቡ ላይ የሚታይ ናት። ከወደ ኋላ ደግሞ ህንፃዎች ይታያሉ።

አርማ፦ የ እድር አርማ፦ አርማ የአንድ ድርጅት አርማ ወይም ለአንድ ሀገር እንደመለያ ወይም ደግሞ የድርጅቱ ዋና ስራዎች በአጭር ተጠቅሰው የሚቀመጡበት ሲሆን ለምሳሌ የድርጂት ስም የመጀመሪያ ፊደሎች ተቀርጾ ሊሰራ ይችላል።

በስእሉ አንድ የምግብ አዘጋጂ በተለያዩ የምግብ አይነቶች የተሞሉ ጠረጴዛዎች ፊት ለፊት ቁሞ የሚያሳይ ሲሆን ምግብ አዘጋጂ ነጭ ቆብ እና እንዲሁም ነጭ ቲሸርት እና ጥቁር ቱታ የለበሰ ሲሆን ከበስተጀርባ ደግሞ ፍራፍሬ የምትመገብ እንስሳን የሚያሳይ ስእል ነው።

ምስሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖታዊ ስነስርዓት የሚያሳይ ሲሆን፤ ብዙ ሰዎች ነጭ ልብስ ለብሰዋል ከፊትለፊት የሚገኙት ደግሞ ባልና ሚስት የሚመስሉ በወርቅ ያጌጠ ቀይ ካባ ለብሰዋል፤ አንዳንዶቹም በትረ ቃና እና መስቀል ይዘዋል። ከበስተጀርባ በቤተክርስቲያን የሚታይ ሲሆን ፤ እንዳጠቃላይ ምስሉ የሃይማኖት ድባብን የሚያሳይ ነው።

ምስሉ ሶስት የተለያዩ ቀለማት ያሏቸው የእጅ ጥፍር ወይም ደግሞ የእግር ጥፍር ማሳመሪያ ። የሚያሳይ ሲሆን አንደኛው አረንጓዴ፣ ሁለተኛው ሰማያዊ ቀለም ፣ ሶስተኛው ደግሞ ሮዛማ ቀለም ያለው ነው። ሁሉም ጥፍር ቀለሞች ወይም ጥፍር ማሳመሪያወች የብር ቀለም ያለው ክዳን ያላቸው ናቸው።

የባህር ዳር ዩኒቨርሲቲ አርማ ከሌሎች ዩኒበርሲቲዎች በተለየ ሁኔታ የተገለጠ መጽሐፍን የሚነድ እሳትን እንዲሁም የአባይ ፏፏቴን የያዘ ሲሆን ከአባይ ጓዳ ጥበብ ሲቀዳ የሚል የአማረኛ ፅሑፍም ይገኝበታል ከዚህም ባሻገር ደግሞ በሰማያዊ ቀለም የደመቀ ።

ምስሉ የሰበዝ የመጻሕፍት ጥራዝ የሚያሳይ ሲሆን፤ አረንጓዴ ቀለም አለው። እንዲሁም ሰበዝ የሚል የአማርኛ ጽሑፍ አለው። እና ስዕሉ ደግሞ የሰፌድ ስዕል ነው። የተለያየ ቀለም ያላቸው ቀይ ፣ ጥቁር ፣ ቢጫ ፣ነጭ ፣ አረንጓዴ እና ሰበዙ ወደ ላይ ቆሞ ይታያል።

ምስሉ የሚያሳየው ወጣቶች ተሰባስበው የእርሻ መሬት እያለሙ ሲሆን የመሬቱ የበቆሎና እንዲሁም የጤፍ ነው። ከሰዎች በስተጀርባ ወይም ከእርሻ መሬቱ ዙሪያ ላይ አረንጓዴ ዛፎች ይታያሉ ።

ምስሉ ለመኪና ማስዋቢያ እና ተለጣፊዎችን ለመቁረጥ የሚያገለግል ሱቅን የሚያሳይ ነው። ሱቁ በብዙ አይነት የመኪና እቃዎች የተሞላ ሲሆን ሰራተኞች በስራ ላይ ይገኛሉ። በሱቁ ፊትለፊት የተለያየ አይነት ማስታወቂያዎች ተለጥፈዋል።

የጥምቀት በዓል የክርስትና እምነት ተከታዮች ያላቸውን አዲስ በጣም የሚያምር ልብስ ሁላቸውም ለብሰው ታቦታቶችን አጅበው በተለያዩ የሃይማኖት ሥነ ሥርዓቶች የሚያከብሩበት ሁኔታ አለ።

ምስሉ በሰሃን ላይ የተቀመጠ የምግብ ፎቶ ሲሆን፤ በዋናነት ክሊክ ወጥ ይመስላል። እንጀራው ትልቅና ክብ ነው፣ ወጡ መሃል ላይ ተቀምጣል።

ምስሉ የሚያሳየው ሦስት ወጣቶች ልጆች ነጭ ሙሉ ልብስ ለብሰው ይታያሉ። እና የለበሱት ገቢያቸው ወይም ኩታቸው ወደ ቀይ ቀለም ያለው ጥለት አለው ። ሱሪያቸውም ሁለት ነው።. ከበስተጀርባ አረንጓዴ ዛፎች እና የቆሙበት ምድር ደግሞ በሳር የተሸፈነ ነው።

ዋንዛ በመባል የሚታወቀው ዕጽዋት የተለያዩ ዘርፈብዙ ጥቅሞች ሲኖሩት ለምሳሌ ግንዱ ለተለያዩ ለቤት ውስጥና ለቢሮ እቃወች ፈርኒቸር አገልግሎት ይውላል። ፍሬው ደግሞ ይበላል። እንድሁም ቅጠሉ ደግሞ ለእንስሳቶች መኖ ይሆናል።

በምስሉ ላይ አንድ ትልቅ ሰውዬ የዋንጫ ሽልማት እና የምስክር ወረቀት ሽልማት ከተደረገላቸው በኋላ ማይክ ተቀብለው ንግግር እያደረጉ ይታያል። ሰማያዊ ኮትና ሱሪ እንዲሁም የሸሚዝ ለብሰዋል። ከላይ ደግሞ ወርቃማ ቀለም ያጌጠ ቀይ ክቦርትና ቀይ ቆብ ለብሰዋል።.

ምስሉ የቲማቲም ተክል ያለበትን የእርሻ መሬት የሚያሳይ ሲሆን፤ አረንጓዴ ቀለም አላቸው ቲማቲሞቹ። እንዲሁም አንድ ሰውዬ ይታያል ሰውዬው የደረሱትን ቲማቲሞቹን በቁና እየሰበሰበ ይታያል እና የቆሙ እንጨቶች አሉ ቲማቲሙ የታሰረባቸው ከፍ ተደርጎ።

ምድብ መጽሐፍ መጽሔት እና ጋዜጦች ለምሳሌ የልቦለድ መጽሐፎች የልቦለድ መጽሐፎች ደራሲዎች የገሀዱን አለም እውነታ በምናባቸው እያለሙ እውነት በሚመስል መንገድ የሚጽፉት አንዳንዶች ደግሞ እውነተኛ ታሪካቸውን የሚፅፉበት ሁኔታም አለ።

ምስሉ በዉኃ የሚንሳፈፉ ብዙ የፕላስቲክ ጠርሙሶችን ወይም ሀይላዶችን የሚያሳይ እና ሌሎች ቆሻሻዎችን የሚያሳይ ሲሆን ዉኃ በዉኃ በጎች እና ሌሎች እፅዋች የተሸፈነ ነዉ። እንደ አጠቃላይ የዉኃ ብክለትን የሚያሳይ ምስል ነዉ።

መስሉ አንድነት አንድ ነጭ የጎልፍ መኪና ጫካ ውስጥ ባለ መንገድ ላይ ተቀምጦ የሚያሳይ ነው። መኪናው ትላልቅ ጎማዎች ያሉ ሲሆን፤ በላይኛው ክፍል ላይ ደግሞ መብራቶች አሉጥ እንዲሁም ነጭ ቀለም አለው። ዙሪያውን ዛፎችና አረንጓዴ ተክሎች ይታያሉ። በአጭሩ መኪናው ይሄ የ ጎልፍ መኪና መሆኑን የሚያሳይ ነው።

ፅድ በኢትዮጵያ ከሚታወቁ እና ዋንኛው የእፅዋት አይነት አንደኛው ሲሆን የተለያዩ ዘርፌ ብዙ ጥቅሞችም አሉት ለምሳሌ ፅድ በቁመቱ በጣም እረጅም እና ወፍራምም ነው ለተለያዩ ለአልጋ መስሪያዎች ለቤት ዉስጥ እና ለቢሮ ዕቃ መስሪያነትም ያገለግላል ጣውላው::

ተፈጥሮና አካባቢ አሁን ለምሳሌ በባህር ዳር በጣና አካባቢ የሚገኙ ተፈጥሮ እና አካባቢ ጣና አካባቢ ቁጭ ብለው ምስጥ ብለው ሲያዩ በጣም የሚያስገርም ፣የሚያስደስት አካባቢ ነዉ ።

በጣና ሃይቅ ዳርቻ አካባቢ የሚገኙ መዝናኛዎችና መናፈሻዎች ከየትኛውም ቦታ በተሻለ ሁኔታ ባህር ዳር ውስጥ ብቻ ከሚገኝ በተሻለ ሁኔታ ለመዝናኛነት ያገለግላሉ። ለምሳሌ በጣም ጥሩ ነገሮች አሏቸው ለምሳሌ በጣም ቀዝቃዛ ነፋስ እና ሁኔታዎች።

ምስሉ የቀዝቃዛ ጎልድ ቢራ ወይም የሃበሻ ቢራ ጠርሙስን የሚያሳይ ነው። የቢራው ጠርሙስ በትንንሽ የውሃ ጠብታዎች የተሸፈነ ሲሆን፤ ይህም በጣም ቀዝቃዛ መሆኑን የሚያሳይ ነው። መለያውም ላይ ደግሞ ኪንግ ሃበሻ የሚል በወርቃማ ጽሁፍ የተጻፈ ሲሆን ፤ የቢራው አንገት ላይ በወርቃማ ቀለበት ያጌጠ ሲሆን ፤ ከላይ ደግሞ የዘውድ ምስል ይታያል።

በምስሉ በምስሉ ላይ ሁለት የቆሎ ተማሪዎች ዳዊት እደገሙ ወይም አየጸለዩ ይታያሉ። ከጎናቸው ላይ ደግሞ የቤተክርስቲያን ላይ ስዕሎች ይታያሉ። ከበስተጀርባ ደግሞ ኮረብታማ እና ብዛት ያላቸው ጠጠሮች ድንጋዮች ይታያሉ።

ምድብ ባንድራና መለያ የአፍሪካ በርካታ ሀገራት ባንዲራቸውን ከኢትዮጵያ ቀለማት የወሰዱ ሲሆን ምክንያቱ ደግሞ ኢትዮጵያ በቅኝ ግዛት ስላልተያዘችና እንዲሁም ሀገራት የባንዲራቸውን ቀለ እንዴት ተስፋቸው የሚያንጸባርቁበት ስለሆነ።

በምስሉ ላይ በጣም ብዙ ጦጣዎችና ዝንጀሮዎች በአረንጓዴ ሳር የለበሰ ቦታ ላይ ይታያሉ። ቁጥቋጦዎች ይታያሉ።

አርማ የኢትዮጵያ ባንዲራ የኮከብ አርማ አለው። እነዚህ አርማዎች የሚያሳዩት ብሄረሰቦችና ህዝቦች አንድነታቸውን እና መተሳሰራቸውን የሚያሳይ ነው ።

ምስሉ አንድ ንብ የሚያነባን ሰውዬ የሚያሳይ ሲሆን፤ ሰውዬው ቢጫ ቱታ፣ ከታች ደግሞ ቡትዝ ጫማ እንዲሁም ከላይ ነጭ መረብ የለበሰ ነው። ከበስተጀርባው የንብ ቀፎዎች አሉ። እንዲሁም በኬንዳ ላይ የተሸፈኑ ናቸው።

ምስሉ የአለም ቀይ መስቀል ምልክት ያለባቸዉ ተሽከርካሪዎችን የሚያሳይ ሲሆን ከፊት ለፊት የአንዲት ተሽከርካሪ ኮፈን በከፊል የሚታይ ሲሆን ምልክቱም በግልፅ ይታያል። በስተጀርባ ሌሎች ሁለት ተሽከርካሪዎች አንዱ ጅፕ ሲሆን ሌላኛዋ ደግሞ ትንሿን መኪና ነዉ። ተሽከርካሪዎችም በጠጠር በተሸፈነ ግቢ ዉስጥ ቆመዉ በዙሪያዉ ዛፎች እና ጥቂት ህንፃዎች አሉ። ቀኑም ፀለያማ ይመስላል።

ምድብ ስፖርት ። ለምሳሌ ሩጫ ፡ ሩጫ ኢትዮጵያ በአለም አቀፍ ደረጃ ከምትታወቅባቸው የስፖርት አይነቶች አንዱ እና ዋነኛው ሲሆን እነ አትሌት ኃይሌ ገብረ ሥላሴን ጨምሮ ሌሎች እነ መሰረት ደፋር ከሴት እነ ቀነኒሳ ከወንዶች ደግሞ በርካታ ሯጮች አሏት ።

በምስሉ ላይ ፀሐይ ስትጠልቅ የሚያሳይ ውብ እይታ አለ። ፀሐይ ከዛፎች ጀርባ እየጠለቀች ሲሆን በሰማዩ ላይ ብርቱካናማ እና ወይነ ጠጅ ቀለም ፈጥራለች። ከታች ደግሞ ሰማያዊ ባህር አለ። ወፎችም በቡድን ሁነው በሰማይ ላይ እየበረሩ ነው። አጠቃላይ ትዕይንቱ ሰላምና አስደሳች ስሜትን ይፈጥራል።

ምስሉ ትልቅ የሆነ አረንጓዴ የፕላስቲክ በርሜልን ወይም የጎማ ጋንን የሚያሳይ ሲሆን፤ ከበስተጀርባ ሰማያዊ የተቆለፈ በር ይታያል። በርሜሉ የውሃ ወይም የሌላ ፈሳሽ ማጠራቀሚያ ሊሆን ይችላል ።

ምድብ ዜና፦ ለምሳሌ የንግድ ዜናዎች የንግድ ዜናዎች የምግብ ሰብሎች እንድሁም ሌሎች እቃዎች በምን ያክል ዋጋ ሲሸጡ ሲሸማመቱ እንደዋሉ እና ዶላር በምን ያክል ሲመነዘር እንደዋለ እንድሁም የወርቅ ዋጋዎችን የሚናገሩበት ነው።

መሠረተ ልማት። መሰረተ ልማት በአማራ ክልል ብሎም በባህር ዳር ከተማ የኮሪደር ልማት በሚል ልማት እየተለማ ይገኛል። እንዲሁም በፖሊ አደባባይ አካባቢ በጣም ትልቅ ለውጥ እየታየ ይገኛል በዚህ የመሰረተ ልማት ምክንያት ነው።

በምስሉ ላይ የሰንሰለት ቅርጽ ያላቸው ከብር ወይም ከወርቅ የተሠሩ የአንገት ሐብሎች የሚያሳይ ሲሆን ፤ሶስት እና ከዚያ በላይ የሚሆኑ ብዛት ያላቸው። በስተጀርባ ወይም ግርግዳው ቀለም ጥቁር ነው።

ምስሉ የኢትዮጵያ ቅርስ የሆነውን የፋሲል ግንብን የሚያሳይ ሲሆን ይህ ግንብም ወደ ቢጫነት የተጠጋ ቀለም አለው እንድሁም በሮቹ ተከፍተዋል። በግንቡ ዙሪያ ላይ ያሉት ምስሎች የተሸፈነ ሲሆን ከጎኑ ደግሞ አረንጓዴ ቅጠል ያለው ትልቅ ዛፍ ይታያል። ከላይ ሰማይና ጉም ይታያል።

ምስሉ የጠርሙስ ምስል ሲሆን ንጉሥ የተባለ ከአልኮል ነፃ የሆነ መጠጥ ።እሱን የሚያሳይ ነው። ጠርሙሱ ጥቁር ቀለም ያለው ሲሆን እላዩ ላይ የሚል የአማርኛ እና በእንግሊዝኛ የተጻፈ ጽሁፍ ይታያል። ጠርሙሱም በውሀ ጠብታዎች የተሸፈነ ሲሆን ይህም ቀዝቃዛ መሆኑን የሚያሳይ ነው። ወገቡ ላይ በተለጠፈው ጽሑፍ የቡና ጣዕም እንዳለውና ከአልኮል ነፃ የሆነ መጠጥ መሆኑን ይገልጻል።

ፍቅር እስከ መቃብር የተባለው የልብወለድ መፅሐፍ ሰዎችን አስተማሪ እንዲሁም ገንቢ ከህይወት ልምድ የሚያስተምር የገሃዱን አለም እውነታ በማጣቀስ የተፃፈ ሲሆን በብዙ ሰዎች ዘንድም ተወዳጅነት ያተረፈ ልዩ የኢትዮጵያ መፅሐፍ ነው ።

ምድብ ስነ ህንፃ እና ግንባታ ለምሳሌ የሆስፒታል ግንባታ ሆስፒታል የሚገነባው ታማሚዎችን በሚመቻቸው መልኩ ለማስተናገድ ታስቦበት ሲሆን እንዲሁም ለዶክተሮች ለማደሪያ ክፍል እና ሌሎች የመፀዳጃ ክፍሎችን ሙሉ ለሆስፒታል የሚያገለግሉ እቃዎች ማስቀመጫ ሆኖ ይሰራል::

መድብል መጽሐፍ መጽሔቶች እና ጋዜጦች ለምሳሌ ሳይንሳዊ መጽሐፍቶች ሳይንሳዊ መጽሐፍቶች የተለያዩ ዕውቀቶች የሚፃፉበት ሲሆን እንዲሁም ቀመሮች የሚፃፉበት ሲሆን እነዚህ ቀመሮች ብዙ ጥናትና ምርምር ከተካሄደ በኋላ ተረጋግጠው የሚጻፉ ናቸው::

ሎሽን የቆዳ የስላሴን የሚጠብቅ እንዲሁም የመዋቢያ ወይም የውበት መጠበቂያ አንድ ዕቃ ከተለያዩ ንጥረ ነገሮች ከአትክልቶች ተቀሞሞ የሚዘጋጅ ሲሆን በወንዶችም በሴቶችም አሁን ላይ ጥቅም ላይ እየዋለ ያለ በጣም ተወዳጅ ዕቃ ነው።

ምስሉ በውሃ ዳርቻ ላይ የሚገኝ መዝናኛና መናፈሻ የሚያሳይ ምስል ነው። መናፈሻው ባህላዊ ጎጆ ቤቶች አሉት እንዲሁም አረንጓዴ ዛፎች ይታያሉ። ለመዝናኛነት አሪፍ ይመስላል።

ይህ ምስል የተለያየ ቅርፅ ያላቸው እና የተለያየ ቀለም ያላቸው ጀበናዎችን የሚያሳይ ሲሆን የቡና ጀበናዎች ጥቁር ቀለም እና ቀይ ቀለም ያላቸው ናቸው እንዲሁም ማስቀመጫቸው አረጓዴ ገበታ ይታያል እና ቢጫ ወይም አረንጓዴ ቀለም ያላቸው ፍራፍሬዎች ይታያሉ ከጀርባ ደግሞ ቢጫ ፊስታል ይታያል።

ምድብ ግብርና ። ለምሳሌ የጤፍ ምርት ጤፍ በኢትዮጵያ በዋነኛነት የሚመረት የእንጀራ እህል አይነት ሲሆን የተለያዩ የጤፍ አይነቶችም አሉ ። ለምሳሌ ሶስት አይነት አሉ ነጭ ጤፍ ቀይ ጤፍ እንዲሁም ሰርገኛ , ሰርገኛ ማለት ቀዩ እና ነጩ የተቀላቀለበት ።

በምስሉ ላይ የኢትዮጵያን የሃበሻ ለብስ የለብሱ በርካታ ሴቶች ቆመውና ተቀምጠው የሚያሳይ ምሰል ነው፤ የኢትዮጵያን ባህል የሚያሳይ ልብስ ነው የለበሱት።

መጓጓዣና ተከሽከርካሪዎች ለምሳሌ:-አውሮፕላን፤ አውሮፕላን ሃገራት ከሃገራት ድንበር አቋርጦ ለመጓጓዝ የሚጠቀሙ ሲሆን ዋጋው በጣም ውድና ለተፈሪዎች ደግሞ ምቾት የሚሰጥ የመጓጓዣ አይነት ነው።

የሴት ልጅ ግርዛት በኢትዮጵያ አንዳንድ ክልሎች ላይ እንዲሁም አልፎ አንዳንድ ቦታዎች ላይ እንደባህል የሚታይበትና ጎጅነቱ ሳይታወቅ ዝም ብሎ በተለምዶ እንደ ባል እየታየ እስካሁን ድረስ እየቀጠለ አላስፈላጊ የሆነ ድርጊት ነው።

የትምህርት ቤቶች ግንባታ ብዛት ያላቸው የመማሪያ ክላሶች የሚገኙበት ሲሆን እንዲሁም ላስተማሪዎች ቢሮነት የሚያገለግሉ ሌሎች የቢሮ ግንባታዎችም የይኖራሉ። እንዲሁም መጸዳጃ ቤቶች የጥበቃ ቤቶችም እንዲሁ የሚገኙበት ነው።

ምስሉ የሚያሳየ የዘቦዳር ቢራን ጠርሙሶች ሲሆን በጣም በርካታ ጠርሙሶች ይታያሉ። ከላይ ደግሞ ክዳናቸው ተከፍቶ ይታያል። እንዲሁም ከበስተጀርባ አረንጓዴ ቀለም ያለው ግድግዳ ወይም ጠረንጰዛ ይታያል።

በምስሉ ላይ አንዲት ሴት ዘር እየዘራች ትታያለች። የተረሰ መሬት ላይ ዘር እየዘራች ትታያለች። እንዲሁም ከበስተጀርባዋ ሌሎች ከረብታማ ቦታዎች ይታያሉ። ከላይ ደግሞ የታጠረ መሬት አለ። ከብቶች ይታያሉ። ቢጫ እና ጥቁር ቀለም እንዲሁም ከጀርባዋ ሌላ አንድ ሰው ይታያል።

ሎሚ ከአትክልትና ከፍራፍሬዎች አንደኛው ሲሆን ዘርፈ ብዙ ጥቅም ያለው ፍራፍሬ አትክልት ነው። አትክልትና ፍራፍሬ ነው ።ለምሳሌ ሰዎች ቆዳቸውን ይቀባሉ እንዲሁም የዶሮ ማጠቢያም ያደርጉታል የተለያዩ ለምግብነትም ያወሉታል።

ምድብ ጫማዎች ለምሳሌ ታኬታ ጫማ በኢትዮጵያ ውስጥ የሚመረቱ በርካታ ታኬታ የጫማዎች አይነቶች አሉ ።እንዲሁም እነዚህ ታኬታ ጫማዎች ተጫዋቾች በጣም ተወዳጅና ተመራጭ ናቸው። ምክንያቱም ከታች መሬቱን ቆንጥጦ የሚይዝበት ጣት ስላላቸው።

ምስሉ የሁለተኛ ፎቅ የመኖሪያ ቤትን የሚያሳይ ሲሆን፣ አጥሩ ጥቁር ቀለም ያለውና የተከፈተ ነው። እንዲሁም አንድ ሰው ይታያል ግቢ ውስጥ። እና ግርግዳው የቤቱ ግድግዳ በቢጫ መብራቶች ያጌጠ ነው። እንዲሁም ውስጥ ላይ መብራት ይታያል። በጣም የሚያምር ቤት ነው።

የበየአይነት ምግብ ከአምስት እና ከዚያ በላይ በሆኑ የዎጥ አይነቶች የሚዘጋጅ ሲሆን ከወጦቹ መካከልም ሽሮ፣ ድንች፣ ምስር እንዲሁም አትክልትና ሊሎች የተለያዩ የምግብ አይነቶች የሚገኙበት ነው።

ምስሉ በሰርግ ወይም በሌላ ክብረ በዓል ላይ የሚውል ያጌጠ መድረክን የሚያሳይ ሲሆን መድረኩ በነጭ ጨርቅ በነጭ ፀጉር እና በለመለመ ቅጠሎች ያጌጠ ነው መድረኩ ላይ ሁለት ወንበሮች ተቀምጠዋል ከወንበሮቹ ፊት ላይ በርከት ያሉ ብዛት ያላቸው እና የተለያየ ቀለም ያላቸው አበባዎች ይታያሉ።

ምድብ የቤትና የቢሮ እቃዎች ለምሳሌ በየመስሪያ ቤቱ የሚገኙ ተሽከርካሪ ወንበሮች እነዚህ ተሽከርካሪ ወንበሮች ለሰራተኛው መቀመጫነት የሚያገለግሉ ሲሆን በቀላሉ በመሽከርከር የሱን የሰራተኛውን መነሳት መቀመጥ የሚያስቀሩና ምቾት የሚሰጡ ናቸው። ለስራው መቀላጠፍ ምክንያት ናቸው።

ምስሉ በአንድ ብርጭቆ እና በቢጫ ጆግ ዉስጥ የገባ ጥቁር ፈሳሽን የሚያሳይ ሲሆን መቅጃው እና ብርጭቆው በሰፌድ ላይ ተቀምጠዋል። እንዲሁም ከበስተጀርባቸው የጡብ ግድግዳ ወይም ከብሎኬት የተሰራን ግድግዳ የሚያሳይ ነው።

ገልባጭ መኪናዎች ከመጓጓዣ እና ተሽከርካሪዎች ውስት አንደኞቹ ሲሆኑ ለተለየዩ ኮንስትራክሽን እና ግንባታ ስራዎች እና መንገድ ላይ ስራዎች የሚያገለግሉ ሲሆን አፈሮችን፣ አሸዋወችን እንዲሁም ሌሎችን እያመጣን ለመገልበጥ ነው።

ምስሉ የሚያሳዬው በቢጫ፣ ቀይ፣ አረጓዴና ነጭ ግራምጣዎች ወይም ክሮች የተሰሩ አገልግሎችን ሲሆን አገልግሎቹ ደሞ ጥቁር ማሰርያ አላቸው። እነዚህ አገልግሎች ለምግብ ማስቀመጫ፣ መቋጠርያ እንዲሁም ደሞ ለግርግዳ ላይ ለጌጣጌጥነት ያገለግላሉ።

ምስሉ የጁስ መጠጥን የሚያሳይ ሲሆን መጠጡም የብርቱካን ፣የማንጎ፣ የአቡካዶ ቅልቅልን የያዘ ሲሆን ብርቱካናማ ፣ አረንጓዴና ከእንደገና ብርቱካንናማ ቀለሞችን ይዟል ከብርጭቆ ጎን አንድ የሎሚ ቁራጭና ማንኪያ በትንሽ ሰሀን ላይ ተቀምጦ ይታያል።

ምስሉ የሚያሳየን በሚያምር ሁኔታ የአጌጠ የእንጨት አልጋ ሲሆን በአልጋው ራስጌ እና በጎን በኩል በሚያምሩ ቅርጻቅርጾች ያጌጠ ነው። ከንጨት በተሰሩ ጠረንጴዛዎች ላይ የተቀመጡ ሁለት መብራቶች አሉ። የግድግዳው ጌጣጌጥ ክፍሉን ውብ እና ያማረ አድርጎታል።

ምስሉ አንዲት ሴት ፒያኖ ስትጫወት ያሳያል። ሴትዮዋ ነጭ ሽፋን በራሷ ላይ አድርጋለች። እና በፒያኖ ላይ የሙዚቃ ወረቀት ይታያል። በስተጀርባ ደግሞ የድሮ የቴሌቪዥን እና ሌሎች ነገሮችም አሉ።

ምስሉ የኢትዮጵያ ፓርላማ አዳራሽ ያሳያል። የተለያዩ ወንበሮችና ጠረጴዛዎች ተደርድረው ምን አልባት ብዙ ሰዎች የፓርላማ አባላት ተቀምጠው እናያለን። በጣም ሰፊ አዳራሽ እና የአዳራሽ መብራቶች ይታያል ።አዳራሹ በቢጫ ቀለም የተቀባ ሲሆን የክብር ድባብ ይታያል።

ምስሉ ሁለት አንድ ሴት እና አንድ ወንድ የሞዴሊግ ትርዒት የሚያሳዩ ኧ ምስሎችን ያሳያል። ሴቷ ቀላል አረንጓዴ ቀሚስ ለብሳለች። ወንዱ ደግሞ ቀላል አረንጓዴ ሸሚዝ እና ነጭ ሱሪ ለብሷል። ኧ ትርዒቱን ከሚያሳዩት ልጆች በስተጀርባ ብዙ ብዛት ያላቸው ህዝቦች ይታያሉ።

ምስሉ ከአየር ላይ የተነሳ ፎቶን የሚያሳይ ሲሆን የባህር ዳርቻን ሪዞርት የሚያሳይ ነው ።ሪዞርቱ የባህላዊ አሰራር የያዘ ጎጆ ቤት አለው። በዙሪያውም ዛፎችና አትክልቶች አሉት። ዋናው ሪዞርት አካባቢ ውሀና የመዋኛ ገንዳ ይታያል። መግቢያው ላይም ጥቁር መንገድ አለ።

ምስሉ የሚያሳየው አንዲት ሴት ህጻን ጎንጆ ሴት ልጅ የፋሲል ከነማን የእግርኳስ ቡድን መለያ ማሊያ ለብሳ እንድሁም መለያ ባንድራውን ይዛ እያውለበለበች የሚያሳይ ነው።

ምስሉ በፈረስ ላይ የተቀመጡ ብዙ ሰዎች የኢትዮጵያን ባኖዲራ ይዘዉ በሜዳ ላይ ሲዘምቱ ወይም ደግሞ ለትርኢት ለማሳየት ወይም ለመወዳደር በዙሪያቸዉ ሰዎች ተሰብስበዉ ይታያሉ። እንዲሁም ከበስተጀርባ ዛፎች እና የተሰበሰበ ህዝብ የሚታይ ነዉ።

ምስሉ ምስሉ የበሮበሬ ተክልን የሚያሳይ ሲሆን በርበሬዎቹ በጣም የበሰሉ እና ቀይ ቀለም ያላቸው እንዲሁም ቀጭን እና እረጃጅም ናቸው። የበርበሬዎቹ ተክል አረንጓዴ ተክል ቅጠል አላቸው እንዲሁም መሀል ላይ የቆመ የቀርቀሀ የቀርቀሀ ግንድ ደግፏቸዋል።

ምስሉ የአንድን ከተማ ከላይ ሁኖ የተነሳን ፍቶ የሚያሳይ ሲሆን በምስሉ ላይ ሰፊ መንገድ ህንጻዎች እና ዛፎች እንዲሁም ተሽከርካሪዎች እና ሰዎች ይታያሉ። እንድሁም ከከተማው በስተጀርባ ግህ ወይም ሰማይን የሚያሳይ ምስል አለ።

ምስሉ ብዙ ሰዎች በጎዳና ላይ ተሰብስበው ወይም ሰልፍ ወተው የሚያሳይ ሲሆን ሰልፉም የተቃውሞ ይመስላል። ሰዎቹ በኢትዮጵያ ውስጥ የምትገኝ የትግራይ ክልልን ባዲራ ይዘዋል እንዲሁም የተለያዩ መፈክሮችን የያዙ ምልክቶችን ይዘዋል። ከመንገዱ ዳር ላይ ዛፎችና እንዲሁም ህንፃዎች ይታያሉ።